ቤትና መኖሪያ ቤት የምንለው ቆርቆሮ ቤት የምንለው ደግሞ ከእንጨት ከጭቃ ከሲሚንቶ እና ከቆርቆሮ የሚሰራ የመኖሪያ ቤት ሲሆን ይህ የመኖሪያ ቤት በስፋት በኢትዮጵያ የተለመደ የመኖሪያ ቤት አይነት ነው ቆርቆሮ ቤት ሲሰራ አይታችሁ ታውቃላችሁ?

የሱፐር ማርኬት ምርቶች ብስኩት የሱፐር ማርኬት ምርት ሲሆን ብስኩት ለህፃናት እንዲሁም ለአዋቂዎች በብዛት የሚዘወትር የምግብ ዓይነት ነው ይህ ብስኩትም በተለያየ መጠን በተለያየ ጣእምና መጠንም ለህዝቡ ይቀርባል። ብስኩት ይወዳሉ?

ከእጽዋት አይነቶች መካከል አንደኛው የብርቱካን እጽዋት የብርቱካን እጽዋት በኢትዮጵያ ውስጥ በጣም ተወዳጅ ከሆኑት የፍራፍሬ አይነቶች ውስጥ መካከል አንደኛው ሲሆን ይህ እጽዋት በተለያየ መልኩ ልንመገበው እንችላለን ለምሳሌ በጁስ መልክ ልንጠቀመው እንችላለን ብርቱካን ይወዳሉ?

ጫማ ጫሞ ጫማዎች የምንላቸው ከልብ የሚሠሩ የጫማ አይነቱ ሲሆኑ እነዚህ ጫማዎችን ቀላልና ምቹ የሆኑ የጫማ አይነቶች ናቸው

ጫማዎች አዲዳስ ጫማ አዳዲስ ጫማ የምንለው በዓለም ላይ ታዋቂ ከሆኑ በአንድ ጨዋታዎች መካከል አንደኛው አዲዳስ ጫማን በተለያዩ መልኩ ማለትም በተለያየ መጠን እንዲሁም እየጠነከረ መጠን ተሰርቶ ለቤተሰቡ ይቀርባል። በሰዎች ዘንድ ተወዳጅ የሆኑ የጫማ አይነቶች ናቸው። በሦስት አዲስ የአዲዳስ ጨዋታው ያውቃሉ?

የሱፐር ማርኬት ምርቶች፤ የሱፐር ማርኬት ምርቶች መካከል ከሆኑት ደግሞ በተለያየ መጠን የታሸጉ ቅመማ ቅመሞች እንዚህ ቅመማ ቅመሞች በተለያየ መልኩ ተዘጋጅተው ለህብረተሰቡ ታሽገዉ የሚወርቡ የቅመም አይነቶች ናቸዉ። እንደነዚህ አይነት ቅመማ ቅመሞችን ሲጠቀሙ አይታቹህ ታዉቃላቹህ?

ኤሌክትሮኒክስ. ኮምፒተር ኮምፒውተር በዓለም ላይ ትልቅ ተፅዕኖ ያለው የኢኮኖሚክስ ውጤት ሲሆን ይህ ኮምፒተርም የተለያዩ ነገሮችን ለመፍተር የምንጠቀምበት የኤሌክትሮኒክስ አይነት ነው። ኮምፒውተር በስንት አመተ ምህረት ተፈጠረ?

የአይሱዚ መኪናዎች እነዚህ ተሽከርካሪ ሸቀቶችን ከቦታ ቦታ የሚያጓጉዞ የመቋቋም እና ተሽከርካሪ አይነቶችም በአብዛኛው ውጤቶችን ወደ ተለያዩ የወረዳ ከተሞች የሚያጓዙ መኪናዎች ናቸው። እንደዚህ አይነት መኪናዎች አይታቹህ ታዉቃላቹህ?

ማስጌጥ የተለያዩ ፕሮግራሞች ሲኖሩ ቤታችንን በተለያዩ ነገሮች የምናስጌጠው የማስጌጫ አይነት ሲሆን ይህ የማስጌጥ ስርዓት ቤታችን አምሮ እና ደምቆ ለበዓሉ ድምቀት ውብ እንዲሆን የምናረግበት ዘዴ ነው። ቤታችንን በምን በምን ልናስጌጥ እንችላለን?

መካከል አንዱ የሆነው ጌሾ ደግሞ በኢትዮጵያ ዘንድ ጠላ ለማዘጋጀት ዋነኛ ግባት የሆኑ ቅጠል ሲሆን በኢትዮጵያ ዘንድ እጅግ አስፈላጊ የሆነ የእሷ አይነት ነው በምን አይነት አካባቢ ይመስላችኋል

ጫማዎችና ጫማዬ ናይክ ጫማ የምንለው ዓለም ላይ ማለትም በኢትዮጵያም ጭምር በስፋት የሚዘወትር የጫማ አይነት ተወዳጅ የሆነና ጥሩ ምቾትም ያለው የጫማ አይነት ነው ናይክ ጫማ ተጠቅሞች ታውቃላችሁ

ግብርና ከግብርና ስራ አይነቶች መካከል አንዱ የሆነው ንብ ማነብ ፤ ንብ በማነብ የተሰማራ ሰው ንቦችን በአካባቢ ወይም በቤቱ በማድረግ ማሮችን እንዲያዘጋጁለት በማድረግ ለገበያ የሚያቀርብ ሰው ሲሆን፤ ይህ ሰውም ለገበያ ማሮችን ያቀርባል። እርሶስ ንብ የሚያነባ ሰው አይታችሁ ታውቃላችሁ?

ጥበብና ባህልና ባህሩ ውጤቶች መካከል አንዱ የሆነው የልብስ አይነት ደግሞ ታላላቅ አባቶቻችን ልብስ ይሆን በሽማ ሰሪዎች የሚሠራ የልብስ አይነት ነው

ፀጉር ብዙ አይነት የፀጉር አይነት ሲኖር ከእነዚህ ሙሉ ፀጉር ጸጉር የምንለው እንዲሁም በቀለሙ ደስ የሚል ሲሆን ይህ የፀጉር አይነትም በኢትዮጵያዊያን ላይ አናየው ምን አይነት ምን አይነት የፀጉር አይነት አላችሁ።

ግብርና የዶሮ እርባታ የዶሮ እርባታ ከግብርና አይነቶች መካከል አንዳኛው ሲሆን ዶሮችንም ለሥጋ እንዲሁም ለእንቁላል ምርትነት የሚያገልግሉ ዶሮችን በማሳደግ እንዲሁም እንዲፈለፈሉ በማድረግ የሚሠራ የግብርና ዓይነት ነው። ዶሮ አርቢ በአካባቢያችሁ ይገኛል?

የሱፐር ማርኬት ምርቶች የእፅዋት ቅቤ የእፅዋት ቅቤዎች በሱፐር ማርኬት የሚሸጡ የሱፐር ማርኬት ምርቶች ሲሆኑ እነዚህ የእፅዋት ቅቤዎች ለወጥ እንዲሁም ለተለያዩ በዳቦ ለመመገብ የምንጠቀምባቸው ነገሮች ናቸው። እርስዎስ የእፅዋት ቅቤ ገዝተው ያውቃሉ?

መጓጓዣ እና ተሽከርካሪዎች መኪና መኪና ሰዎችን ከቦታ ቦታ ለማጓጓዝ የምንጠቀምበት የመጓጓዣ አይነት ሲሆን መኪናም ለተለያዩ አገልግሎቶችም እንጠቀማለን። ለጭነት አገልግሎትም ልንጠቀም እእንችላለን። መኪና ወደ ኢትዮጵያ የገባው መቼ ነው?

ሃይማኖት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስትያን ሀይማኖት ኦርቶዶክስ ተዋህዶ ቤተክርስቲያን ሃይማኖት ከሌሎች ሃይማኖት ለየት ያለ ስርዓትንና ቀኖና ያላት ድንቅ ቤተ ክርስቲያን ስቶኒ ቤተ ክርስቲያኑ በኢትዮጵያ ዘንድ በስፋት የሚመለክ የሃይማኖት አይነት ነው የክርስትና መቼ ገባ?

ማህበረስብ እና ቤተሰብ ጎረቤት ጎረቤት የምንለው ደግሞው ከአንድ ቤት አጠገብ ያለ ቤተሰብ ሲሆን ይህ ሰውም በተለያ ችግሮች ዋቅት እንዲሆም የተለያዩ ዕቃዎችን በማዋዋስ የሚኖር አጠገቡ ያለ ሰው ማለት ነው። በአካባቢያዎች ያሉ ደስ የሚሉ ጎርቤቶችን አሉ?

ንግድ እና ግብይት የጽፈት መሣሪያ መሻጫ መደብሮች እነዚህ ስቆች የተለያዩ ለጽፈት አገልግሎት የሚሆሉ ነገሮችን ለመሸጥ የምንጠቀባቸው ምንገዛባቸው ቦታዎች ሲሆኑ እነዚህ ሱቁችን የለዩ መሣሪዎችን ይሸጣሉ። በለአናንት አካቢ እንደዚህ ዓይነት መሳሪያ መሸጫች አሉ?

መጓጓዣ እና ተሽከርካሪዎች ናፍጣን መላላሽ ቦቴዎች እነዚህ ቦቴዎች ካንድ ቦታ ወደ ሌላ ቦታ ናፍጣን ለማጓጓት የሚንጠቀንባቸው የተሽከርካሬ አይነቶች ሲሆኑ፤ እነዚህ ተሽከርካሪዎችም ካንድ ወደ ወደ ሀገራችን ለማስገባትም እንጠቀማል። እንደዚህ ዓይነት ተሽከርካሪዎች አይታችሁ ተውቃላችሁ?

ሕግ አስከባሪ ከሕግ አስከባሪዎች መካከል አንደኛው ፖሊስ ሲሆን ፖሊስም በተለያዩ በከተሞች እንዲሁን በገጠር አካባቢዎች ኅብረትሰቦችን ሰላምእና ደህነት የሚጠብቅ የሕቅ አስከባሪ አይነት ነው። ፖሊስም በአብዛኘው የሚለብሱት ሰማያዊ ከታች ጥቁር ሱሪ ነው። ፖሊስ ሳይቶ ያቋሉ?